በኢትዮጵያ ብዙ የፖለቲካ ፓርቲዎች አሉ ከነዚህ ፖለቲካ ፓርቲዎች መካከል ኢሃዴግ አንደኛዉ ነው ኢሃጌድ በኢትዮጵያ ለብዙ አመታት የመራ የፖለቲካ ፓርቲ ነው አሁን ላይ ስሙን ወደ ብልጽግና የቀየረ ሲሆን ይህ ስሙን የቀየረዉ መቼ ላይ ነው ወይም በስንት አመተምህረት ነው?

የለዉዝ ቅቤ:- ይህ የለዉ ቅቤ በተለያዩ በጣም በፕሮቲን የበለፀገ እና ለስፖርተኞች እንዲሁም ለፕሮቲን እረት ላለባቸዉ ሰዎች በጣም የሚመከር አይነት ምግብ ነዉ። ይህ የለዉዝ ቅቤ እና ይህ የለዉ ቅቤ ከምን ነዉ የሚዘጋጀዉ? ከምን አትክልት ወይም ፍራፍሬ ነዉ የሚዘጋጀዉ?

ይህ በምስሉ ላይ የምትመለከቱት ባለስድስት ጠረጴዛ ፤ የቤተሰብ አባላት የሚቀጡበት አይነት እቃ ነው ፤ ብዙ ጊዜ ምግብ የሚመገቡበት አይነት ጠረጴዛ ነው።

የተለያዩ ጫማ አምራች ድርጅቶች አሉ። እነዚህ ጫማ አምራቾች ነጠላ ጫማዎች ያመርታሉ። ነጥላ ጫማዎች ከላስቲኮችና ከተለያዩ ስፖንጅ ነገሮች ይመረታሉ እና እናንተ የምታውቁት በጣም ታዋቂ የሆነ የጫማ አምራች ድርጅት ማን ይባላል?

አቮካዶ አንደኛው የ አትክልት የፍራፍሬ ዘር ሲሆን ይህ ፍራፍሬ እንደሚታወቀው ለጭማቂዎች እና ለተለያዩ መጠጦችንም ሆነ ምግቦችን ለማዘጋጀት ይሆናል እና የተለያዩ የፊት ጥቅሞች፣ ለቅባት እና ለምን ይውላል ተጨማሪ አገልግሎቶችን ጥቀሱ?

ይህ ሱፐርማርኬት ሲሆን የተለያዩ እቃዎችን እና የተለያዩ ነገሮችን አንድ ላይ በጅምላ የምንገዛበት ሱቅ ነው ይህ ቦታ።

የፀጉር እንክብካቤ ጤናማና አንፀባራቂ ፀጉር እንዲኖረን የሚረዱ የተለያዩ ምርቶችንና ዘዴዎችን ያካትታል።

ሶፋ አንዱ የቤት ዕቃ ሲሆን ከስፖንጅ እና ከተለያዩ የሌዘር ምርቶች የሚዘጋጅ ነው:: ይህ ሶፋ እና ይህ የሶፋ ምርት የሚያመርቱት እነማን ናቸው?

የማራቶን ሩጫ እየተደረገ ነው ፤ ኢትዮጵያ ከምትታወቅባቸው ሩጫዎች መካከል አንዱ ነው የማራቶን ሩጫ እንግዲህ በጣም በብዙ ኪሎ ሜትሮች ይደረጋል እና በኢትዮጵያ በማራቶን ሩጫ በጣም ብዙ ሜዳሊያ ለኢትዮጵያ ያስገኘው ሯጭ ማን ይባላል?

የተለያዩ መሰረታዊ አገልግሎቶች አሉ። አንደኛው የመንገድ መሰረታዊ አገልግሎት ነው። ይህ መንገድ ለተለያዩ ተሽከርካሪዎች እና እግረኛ መንገዶች ለማስተላለፍ እና ለመጓጓዣነት ይጠቅማል። ይህ መሰረታዊ አገልግሎት አሁን ላይ ምን ያህል ለውጥ ውስጥ ይገኛል? ኢትዮጵያ?

ኢትዮጵያ የብዙ ታሪክ ባለቤት ስትሆን ከዚህ መካከል ጣሊያንን ያባረሩበት ታሪክ አንዱ ታሪካችን ነው። ይህ ታሪክ በኢትዮጵያ መቼ መቼ ይከበራል? ወይም ይህ ታሪክ መቼ መቼ ይዘከራል በኢትዮጵያ?

በጣም ታዋቂ ብዙ የስፖርት አይነት አሉ ከዛም መካከል በጣም ታዋቂው የስፖርት የኳስ ስፖርት ነው። ይህ የኳስ ስፖርት አለምን ወደ አንድነት እየለወጠ ያለ ስፖርት ነው፤ ይህ ስፖርት በኳሱ አለም በጣም ታዋቂነትን እና ዝነኝነትን ያገኘው በጣም ታዋቂ ተጫዋች ማነው?

ማስመሪያ ይህ ልዩ መሳሪያ የተለያዩ ነገሮችን ቀጥ አድርጎ ለመሳል እና የተለያዩ ነገሮችን መስመር ለማስጠበቅ ይውላል። እና የጠቀሙት በብዛት እነማን ናቸው?

የተለያዩ የሙዚቃ መሳሪያዎች ዉስጥ የትንፋሽ መሳሪያዎች ይጠቀሳሉ ከነዛ መካከል ዋሺንት ተጠቃሽ ነው ይህ ዋሺንት ለተለያዩ የሙዚቃ ማድመቂዎች ይዉላል እና የተወሰኑ ቀዳዳዎች አሉት እነዚህ ቀዳዳዎች ስንት ናቸው?

አቡነ ማቲያስ የኢትዮጵያ ታዋቂ አባት ሲሆን እኒህ የኢትዮጵያ ተዋህዶ ቤተ-ክርስቲያን መሪ ናቸው። እኒህ መሪ በእርቅ እና የሀይማኖት ስርዓቶችን በማካሄድ ይታወቃሉ። የምን ሀገረ-ስብከት መሪ ይመስሏችኋል እኒህ መሪ?

ቡና ቤቶች እና ምግብ ቤቶች በየቦታው አግልግሎት እየሰጠ የሚገኝ ሲሆን ምታውቁትን ዝርዝር?

የተለያዩ የስራ ዘርፎች አሉ ከነዚያ መካከል አንደኛው የስራ ዘርፍ ንግድ ነው ንግድ ማለት የሚሸጡ ነገሮችን ከገበረው በመቀበል ለማህበረሰቡ ያቀርባሉ እና የትኛው ስራ በጣም አዋጭ ይመስላችኋል።

የአማራ ክልል በጎርፍ ለተፈናቀሉ ዜጎች የተለያዩ ድጋፎችን አድርጓል የአማራ ክልል መንግስትና ይህ ዜና በ አሚኮ ተዘግቧል። ይህ ዜና መቼ ነበር በጣም ሽፋን ያገኘው?

ባህር ዛፍ ከእፅዋት ዘሮች አንደኛው ዘር ሲሆን ይህ ባህር ዛፍ እንግዲህ ስሙን ያገኘው ከባህር ሀገር የመጣ እና በአፄ ቴዎድሮስ አማካኝነት የመጣ ነው ይህ ዛፍ እና አንዳንድ ጥቅሞችም ጉዳቶችም አሉት ከጥቅሞቹ መካከል የአየር ንብረት ለመከላከል ነው ። ሁለተኛው ደግሞ ጉዳቶች አሉት ይህም ጉዳቶች የተወሰኑትን ጥቀሱ ።

ከመሰረተ ልማት ግንባታዎች መካከል የመኖሪያ ቤቶች መሰረተ ልማት ግንባታ ይጠቀሳል ፤ ይህ መሰረተ ልማቶች ውስጥ አንዱ ነው። መሰረተ ልማት የሰዎችን የቤት አቅርቦት ለመቅረፍ ያገለግላል እና እንደምታውቁት የመሰረተ ልማት ባለሙያዎች እነማን ናቸው?

ኢትዮጵያ ቱሪስም መስህብ ያላት ሀገር ስትሆን ሰሜን ተራሮች ከነዚህ ለቱሪዝም መስህብ አመቺ ከሆኖ ቦታዎች አንደኛው ነው ። ይህ የሰሜን ብሄራዊ ፓርክ ምን ያክል የውጭ ሀገር ዜጋ ይጐበኘዋል በዓመት ብላችሁ ታስባላችሁ ?

የቡዲዝም ሀይማኖት መነሻው ወይም የተቆረቆረበት በ ቡድሀ ተብሎ በሚገኝ አንድ ሀይማኖተኛ ሰው ነው ። ይህ ሀይማኖት በየትኛው የአለም ክፍል በስፋት ሚተገበር ይመስላችኋል?

በኢትዮጵያ በአለማችን በአህጉራችን ብዙ የመጓጓዣና ተሽከርካሪዎች አሉ። ከነዚህ መካከል የህዝብ ተሽከርካሪዎች ይጠቀሳሉ። ባቡሮችም አሉ። እኝህ ተሽከርካሪዎች ለህብረተሰቡ የተለያየ የትራንስፖርት አገልግሎት ይሰጣሉ ። እናንተ የምትወዱት እና የምትጠቀሙት የመጓጓዣ አይነት የትኛው ነው?

በርገር በርገር እንግዲህ እንደምታውቁት ከእጽዋት ክፍሎች እና ከስጋ ክፍሎች ተደርጎ የሚዘጋጅ በጣም በአለም የተለመደ ምግብ ነው። እናም ይሄ ምግብ ምን ያህል ጥቅም አለው ብላችሁ ታስባላችሁ ወይም ምን ያህል ጠቀሜታ አለው ለሰዉነታችን?

የኦጋዴን ድመቶች ፦ ይህ መጽሐፍ በኢትዮጵያ ብዙ ዕውቅና ያገኘ እና መቼቱን በኢትዮጵያ ሶማሊያ ጦርነት ላይ ያደረገ መጽሐፍ ነው ። ይህ መጽሐፍ በማን የተጻፈ ይመስላችኋል ?

በፕሮቲን ፓዉደር አንደኛዉ ነዉ። ፕሮቲን ፓዉደሮች ከሱፐርማርኬት ምርቶች ዉስጥ አንዱ ነዉ። እንግዲህ ፕሮቲን ፓዉደር እንደሚታወቀዉ ለስፖርተኞች ሰሪ የሚባሉ ሰዉ ለፕሮቲንነት ምንጭ ሆነዉ የሚያገለግል ምግብ ነዉ። እና ከተለያዩ የእፅዋት ዘሮች ይገኛል። እና ይህ ፕሮቲን ፓዉደር ከምን ከምን ሊገኝ ይችላል?

ማህበረሰብ እና ቤተሰብ ማለት አንድ የቤተሰብ አባላት ተሰብስቦ ማህበረሰብን ይፈጥራሉ ።ከነዚህ ማህበረሰቦች ውስጥ የአዊ ማህበረሰብ አለ፤ የአርጎባ ማህበረሰብ አለና እናንተ የምትገኙበት የማህበረሰብ ክፍል የትኛው የማህበረሰብ ክፍል ነው?

ከመሰረታዊ አገልግሎቶች መካከል አንዱ የህክምና ተቋማት ነው። የል ህክምና ተቋማት መገንባት ለማህበረሰቡ ምን ያክ ፋይዳ ኣለው ብላችሑ ታስባላችሑ?

የካቶሊክ ሃይማኖት ብዙ ተከታዮች ያሉት ሲሆን መሪዎች ማን ይባላሉ?

ሞገደኞቹ ተብለው የሚጠሩት ባህር ዳር ከነማ የራሱ የሆነ ባንዲራ እና መለያ አለው። ይህ ባንዲራ እና መለያ በሰማያዊ ቀለም ያሸበረቀ ነው። ይህ ሰማያዊ ቀለም መለያ ለባህር ዳር ወይም ለሞገደኞቹ ምንድን ነው ምልክቱ ወይም መለያው ምንን ያመለክታል።

ልዩ ልዩ መሣሪያዎች ውስጥ አንደኛው እስክርቢቶ ተጠቃሽ ነው ።እስክርቢቶ እንደሚታወቀው ለተለያዩ የጽፈት መሳሪያዎች ያገለግላል ።ይህ መሣሪያ እና ለተማሪዎች ለመምህራን እና እያንዳንዱ ሰው ወረቀት ላይ የሚያሰፍርበት እና መሳሪያ ነው ። እና ይህ መሣሪያ ከምንድነው የሚዘጋጀው ቀለሙ ከምንድነው የሚዘጋጀው?

ኢዜማ የኢትዮጵያ ዜግች ማህበራዊ ንቅናቄ ማለት ነው። እና ይህ የፖለቲካ ፓርቲ የኢትዮጵያ ፓሪቲ ከሚባሉት ውስጥ አንደኛው ፓርቲ ነው። እና የዚህ ፖለቲካ ፓርቲ መሪ ማን ይባላሉ?

በኢትዮጵያ ብዙ የቱሪዝም ቦታዎች እንዳሏት ይታወቃል ከነዛም መካከል አንዱ ላሊበላ ነው ይህ ላሊበላ ውቅር አባተ ክርስቲያን ከአንድ ወጥ አለት ድንጋይ የተገነባ ሲሆን ይህን አለት የገነባው ንጉስ ማን ይባላል?

አንድ ማህበረሰብ የራሱ የማስጌጫና የመዋቢያ ስነ ስርዓት ያለው ሲሆን ፤ ከነዚህም ውስጥ አንደኛው የአዊ ማህበረሰብ ዞን ነው። ይህ ማህበረሰብ የራሱ የሆነ ያለባበስና የማስጌጫ ስርአት አለው ፤ አንገታቸው ላይ የሚያስገቡት አልቦ ፤ ራሳቸውንም ማስጌጥ ይችላሉና ይህ አልቦ ከምንድን ነው የሚሰራው ብላችሁ ታስባላችሁ?

የመዝናኛ ፕሮግራሞች በተለያዩ የመዝናኛ ፕሮግራሞች ሊቀርቡ ይችላሉ። እኒህ የመዝናኛ ፕሮግራሞች ዝንቅ አለ። የመዝናኛ ፕሮግራሞች ዉስጥ ኢቲቪ የሚካሄድ የኢቲቪ አንድ ሽፋን ነው ። እና ይህ ፕሮግራም እሁድ እሁድ እለት ይካሄዳል። እና ስንት ሰዓት የሚካሄድ ይመስላችኋል ይህ ዝንቅ ፕሮግራም?

ስደት አንድ ማህበረሰብ ወይ ኑሮ አልመች ሲለው ከከተማ ወደ ገጠር ኑሮውን ለመግፋት ይሰደዳል። እንግዲህ ስደት የከተማ አካባቢ መጨናነቆችን ይፈጥራሉ እና ይህ መጨናነቅ ወይም ስደት ለምን የሚደረግ ይመስላችኋል?

ዳማስ ከባጃጅ ከፍ ያለች ከታክሲ ዝቅ ያለች መጓጓዣ ስትሆን አምስት ሰው ትይዛለች ።እና ምን ያህል ጂ ፖወር ያላት ይመስላችኳል?

ኦሮማይ የተሰኘው በኢትዮጵያ እና በኤርትራ መካከል የነበረውን የጦርነት ታሪክ የሚዘግብ መጽሃፍ ነው። ኦሮማይ ማለት በጣም ይህ ኣሮማይ እውቅና ያገኘ መጽሐፍ ነው። እና በማን ደራሲ የተደረሰ ይመስላችኋል ይህ መጽሐፍ?

ኢትዮጵያ ውስጥ የተለያዩ ጎጅ ባህላዊ ድርጊቶች አሉ ።ከነዚህም መካከል አንዱ የሆነው የሴት ልጅ ግርዛት ሲሆን ይህ በሴቶች ላይ የተለያዩ ጉዳቶችን ያስከትላል ።እና ከነዚህ ጉዳቶች መካከል የተወሰኑትን ጥቅስ?

የዲጂታል ማስታወቂያ በበይነመረብና በማህበራዊ ሚዲያ የሚካሄድ ሲሆን ሰፋ ያለ ታዳሚ የመድረስና ውጤቱን የመለካት ዕድል ይሰጣል

አምባር የሴት ልጆች እራሳቸውን የሚያጌጡበት መሳሪያ ነው። ይህ አምባር በእግሮች እና በእጃቸው ውስጥ ያስገቡታል እና ይህ አምባር ከጌጣጌጥ በተጨማሪም ሌላ አገልግሎቶች አሉት ከእነዛ መካከል የተወሰኑትን ጥቀስ።

መጓጓዣዎች መካከል አንዱ ባጃጅ ሲሆን በቅርብ ከተማዎች ይጠቀሙባቸዋል። እነዚህ መጓጓዣዎች የት ይመረታሉ?

ንግድ በተለያዩ ነጋዴዎች ይከወናል። ለምሳሌ የእህል ነጋዴዎች ማለት የትለያዩ አዝእርቶች እና አዝእርቶች ከገበሬው ማሳ በመዉሰድ ለገዡ የሚያደርሱ ናቸው። እናንተ የምታቁት የእህል ነጋዴ ጥቀሱ?

ትዕግስት ቡና ቤት፡- ይህ ቡና ቤት የተለያዩ ቡናዎችን እና ሻይዎችን በማፍለላት የምትተዳደር ልጃገረድ ነች። ትግስት እና መቀመጫዋ ባህር ዳር ቀበሌ አስራ ሶስት ዋርካው ህንፃ ስር ነው ምትገኘው። እና ይህችን ወጣት ታውቋታላችሁን?

የመጓጓዣ መሰረተ ልማት ውስጥ የሀዲድ መሰረተ ልማት አንዱ ነው ።ይህ ባቡሮች የሚጓዙበት ነው ።በኢትዮጵያ ምን ያህል ተሰርቷል ብላችሁ ታስባላችሁ?

የፕሮቴስታንት ሃይማኖት የፕሮቴስታንት ማለት በጥሬ ትርጉሙ ሰይጣንን አፈነገጠ ማለት ሲሆን፤ እና ይህ ሀይማኖት በ ኢትዮጵይ ብዙ ተከታዮች ያሉት ሃይማኖት ነው እና ይህ ሀይማኖት መሠረታዊ ትምህርቱን ከምን ያደረገ ነው?

ሰሞኑን በአማራ ብሔራዊ ክልላዊ መንግሥት በተደረገ ጉብኝት የኮሊደር ልማቶች በጣም በሰፊው እና በንቁነት እየተሰነዘሩ ይገኛሉ ሲል የ አማራ ብሄራዊ ክልላዊ መንግሥት አስታውቋል። ይህ የአማራ ብሔራዊ ክልላዊ መንግሥት የዜና ሽፋን መቼ ነበር የተደረገው?

የመካኒካል ኤንድ ኢንጅነሪንግ ትምህርት ይህ ትምህርት ለሀገር ገንቢዎች ወይም ለሀገር መሰረተ ልማት የሚያገለግል የትምህርት ዘርፍ ነው። የተለያዩ በውስጡ ብዙ ዘርፎች አሉት ከእነዛ መካከል የተወሰኑትን ጥቀስ?

ይንይሽ ምግቤት ብዙ የምግብ ሚኖዎች ያሏት ሲሆን የቤቱ እስፔሻል ጨምሮ ከ150 ብር ዝቅተኛው እስከ 40 ብር ምግብ ያላቸው ሲሆን ይህ የት ይገኛል

ህግ አስከባሪ ማለት ህግን በመንግስት ተቀጥረው ህግን ለማስከበር የሚሰሩ ሰዎች ናቸው። እነዚህ የፌደራል ፖሊሶችም ፖሊሶችም እና መከላከያ ሰራዊትን ይጨምራል። እኒህ ህግ አስከባሪዎች ለሀገር ቀጥታ ምን አይነት ጠቀሜታ አላቸው? ግለጹ?

ቢኢትዮፒያ የደቡብ ብሄር ብሄረሰቦች ማስጌጫ አላቸው የራሳቸውን ሰውነታቸውና የተለያዩ ክፍል የሚያስጌጥ ከአፈር ከቀይ አፈር የተሰራ የሚያስጌጡበት አላቸው እኚህን ለምን የሚጠቀሙበት ይመስላችኋል የደቡብ ማህበረሰቦች?

እኒህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእምነቱ ተከታይ የሆኑ ማህበረስብ ወጠው በዓላት እና የተለያዩ ድርጊቶችን ሲያከበሩ የሚያሳይ ምስል ነው። ይህ ምስል።

ሽፍን ጫማ ከተለያዩ ቶርሽኖች ጫማዎች የቆዳ ቻማዎች ያጠቃልላል። ሽፍን ጫማ የእግርን ንጽህና ለመጠበቅ አሪፍ ጫማ ነው። እና ምን ያህል ያጫማ ፋብሪካዎችን ታቃላችሁ?

የተለያዩ የመሰረተ ልማት አገልግሎቶች አሉ። ከእነዛ ውስጥ የመብራት ዝርጋታ መሰረተ ልማት አንዱ ነው። የመብራት መሰረተ ልማት የተለያዩ ግድቦችን በመጠቀም ለማህበረሰቡ የሚደረግ ስርጭት መሰረተ ልማት ነው። እና ይህ የመንገድ መሰረተ ልማት በኢትዮጵያ ምን ያክል ቦታ ተደራሽ ነው ብላችሁ ታስባላችሁ?

ይህ የመልክአ ምድር የምታዩት መልክአ ምድር በኢትዮጵያ ምን ያህል ሳቢና ውብ እንደሆነች የሚያሳይ ምስል ነው ።እና የኢትዮጵያን ባንዲራ ይዞ ከተራሮች አናት ወቶ የኢትዮጵያን ምድር ቁልቁል ሲመለከት የሚያሳይ የኢትዮጵያ መልክአ ምድር ፎቶ ነው ።

ይህ በምስሉ ላይ የምትመለከቱት የአንድ ነብር ፎቶ የሚያሳይ ፎቶ ነው። ይህ ነበር እንደምታዩት በጀግንነቱ የሚታወቀው፥ በአደን የሚታወቀው፥ ይህ ነብር የጀግንነት ተምሳሌም ጭምር ነው።

ከውበት መጠበቂያ ወይባ ታዋቂ የሆነ የውበት መጠበቂያ ነው ለሴቶች ልጆች ቆዳቸውን በማለስለስ እና በጢስ አምካኝነት እና ፊታቸውን ነው የሚታጠኑት ይህ በየትኛው ማህበረሰብ በብዛት ይመረታል?

የከብት ገበያ ያው ከብቶች የሚሸጡበት ቦታ ነው። የቁም ከብቶች፣ የቀንድ ከብቶች፣ የጋማ ከብቶች ተብለው ከብቶች ይሸጣሉ። ኢትዮጵያ ከቀንድ ከብቶች ምን ያህል ገቢ ታገኛለች በአመት?

ባቡር በሀድድ መስመር የሚጓዝ ባባቡር ሲሆን ከኢትዮጵያ ወደ ጅቡቲ ፤ከኢትዮጵያ ወደ ኤርትራ የተለያዩ ጉዞዎችን ያካሂዳል። ይህ የምድር ባቡር አሁን ላይ ወደ ጅቡቲ እየሄደ አይደለምና ለምን ይመስላችኋልን የቆመው ይህ የምድር ባቡር?

ዶክተር አብይ አህመድ በአማራ ክልል እየተገነባ ያለውን የኮሪደር ልማት የጎበኙ ሲሆን በዚህ ኮሪደር ልማት ኢትዮጵያ ትልቁ የመሠረተ ልማት ግንባታ እያደረገች መሆኑንም ገልጸዋል። ይህ የአማራ ሚዲያ ኮርፖሬሽን ሽፋን ነው። ይህ ሽፋን መቼ የተሰጠ መግለጫ ነበር?

ቀሚስ የኢትዮጵያ ባህላዊ አለባበስ ሲሆን ፤ በአሁኑ ሰዓት ወደ ተለያዩ ፋሽን ልብሶች እየተቀየረ ይገኛል። ይህ ቀሚስ እንግድህ ወደ ተለያዩ የፋሽን ዲዛይኖች በጃኬት እና በተለያዩ የኮት ምርቶች እየተቀየረ እየተሻሻለ ይሰራል። እና ይህ ልብስ ከምንድነው ጥሬ ምርቱ የሚገኘው?

ጣና አንድ ከተፈጥሮ መናፈሻዎች ቦታዎች ዉስጥ አንዷ ነች። እና ይህ ተፈጥሮ ቦታ 9 ሜትር ጥልቀት ያለዉ ነዉ። እና በጣና ዉኋ ያሸበረቀ ቦታ ነዉ። እና ይህ ቦታ መቀመጫዉ በየትኛዉ ክልል ዉስጥ ይገኛል?

ከጎጂ ባህላዊ ልማዶች ውስጥ አንደኛው የሴት ልጅ ግርዛት አለ የሴት ልጅ ግርዛት መቅረት ያለበት ባህል ነው እና ለምን ይቀራል ብላችሁ ታስባላችሁ?

ከእፅዋት ውስጥ ባህር ዛፍ ተጠቃሽ ነው ።ይህ ባህር ዛፍ በአፄ ቴዎድሮስ አማካኝነት ወደ ኢትዮጵያ የገባ ሲሆን በአብዛኛው የኢትዮጵያ ክፍሎች ይበቅላሉ። ይህ እፅዋት ምን ጥቅም አለው ብላችሁ ታስባላችሁ። ሶስቱን ጥቀሱ?

እንግዲህ ባህላዊ ህክምና ማለት በማህበረሰቡ ታዋቂ የሆኑ አንድ የባህል ዶክተር የሚያከሙበት ነው ፤ በኢትዮጵያ በጣም ታዋቂ የሆነች አንዲት የባህል ሐኪም አለች ሴትዮዋ ማን ትባላለች? መቀመጫዋ አዲስ አበባ ነው።

የአዊ ማህበረሰብ የራሱ የሆነ ባህል ያለው ሲሆን ከነዛም መካከል ሁለቱን ጥቅስ?

ያው እንደየሰው ዘር ወይም ደሞ እንደ ባህል የተለያዩ አይነት ፀጉሮች ይኖራሉ ከርዳዳ ፀጉር፥ ለስላሳ ፀጉር አለ ፥ ነጭ ጸጉር አለ ፥ የእናንተ ፀጉር ምን አይነት ነው ነጭ ነው ፥ ቀይ ነው፥ ጥቁር ነው፥ ወይም ደግሞ ከርዳዳም ሊሆን ይችላል ምን አይነት ነው የእናንተ ፀጉር?

የቤትና የቢሮ እቃዎች ውስጥ አንደኛው የቤት እቃዎች ውስጥ አልጋ ተጠቃሽ ነው። ይህ አልጋ ለሰዎች የመኝታ አገልግሎት ይውላል። እና ይህ አልጋ ከተለያዩ ነገሮች ሊሰራ ይችላል። እናንተ የምታውቁት አልጋ ከምን ነው የተሰራው?

የ ጎንደር ማህበረሰብ የራሱ የሆነ አለባበስ፣ አመጋገብ እና አኗኗር ስርዓት ያለውና ይህ ማሀረሰብ በእንግዳ ተቀባይነቱ ይታወቃል። በተለይም ደግሞ ጥምቀትን በጎንደር ተብሎ የሚታወቀው ጥምቀት በጣም ደማቅ የሆነ አከባበር አላቸው። እና ምን አይነት የአለባበስ ዘዴ ያላቸው ይመስላችኋል?

ፖለቲካ ሀገር መሪዎች እና የተለያዩ ባለስልጣናት የሚከዉኑት ፖለቲካ ይባላል። ሀገር ለመምራት ወይም የተለያዩ ድርድሮች ያጠቃልላል። ይህ ፖለቲካ ማለት ከኢትዮጵያ ፖለቲከኞች ዉስጥ እነ ታማኝ በየነ ዶ/ር አብይ አህመድ እና ሌሎች ፖለቲከኞች አሉ። እና ከእነዚህ ዉስጥ የተወሰኑትን ጥቀስ?

ግብርና እርሻን ያጠቃልላል። በዚህ ግብርና ዘርፍ ውስጥ የተለያዩ ምርቶች ይመረታሉ። ከዛ መካከል አንዱ ድንች ነው። ድንች እንደምታውቁት በተለያዩ የድንች ወጦች አይነታት እና የተለያዩ ጥቅሞች ይሰጣል። ድንች እና እንዴት ነው የሚዘራው አዘራሩ?

ከቤት እቃዎች መካከል ቁም ሳጥን ይጠቀሳል። ቁም ሳጥን ልብሳችሁን እና የተለያዩ እቃዎችን ለማስቀመጥ ይዉላል። ይህ ቁም ሳጥን አባዛኛውን ጊዜ ለምንድን ነው? ለምን አገልግሎት ነው የሚውለው?

ዶሮ ወጥም አለ ከምግቦች ዉስጥ ዶሮ አስራ ሁለት ብልት እንዳላት ይታወቃል፤ ይህቺ ዶሮ ትበለትና ስጋወጥ ይዘጋጅባታል በተለያየ ኢትዮጵያ በጣም ተወዳጅ ምግብ ነው። እና ይህ ምግብ ለመቸ ይዘጋጃል፤ መች መች ይዘጋጃል?

ከኢትዮጵያ ሊጎች ውስጥ አንዱ የሆነው የቡና ብሄራዊ ቡድን የራሱ የሆነ ቢጫና ቀይ አርማ መለያ አለው እና ጥቁር የተቀላቀለበት መለያ አለው ።ይህ መለያ የራሱ የሆነ ምክንያት አለዉና ከክለቡ መገለጭዎች ውስጥ ጥቂቶችን ጥቅሱ?

የዋና ብሔራዊ ቡድን የኢትዮጵያ ዋና ብሔራዊ ቡድን መለያ የራሳቸው አርማ መለያ አላቸው። ይህ አርማ መለያ ራሳቸውን የሚወክል አርማ ነው ።እና በኢትዮጵያ ከለራት የተወረበ የአርማ ምን መገለጫ ያደረገ የመስላችኋል?

የኢትዮጵያ ንግድ ባንክ እያስገነባው በጣም ውብ ስነህንፃ በኢትዮጵያ በጣም ረጅሙ ህንፃ ነው ። እና አርባ ሶስት ወለሎች ድረስ አሉት ። ይህ ህንፃ መቀመጫው ወይም የት ይገኛል ?

ከታዋቂ መሪዎች ውስጥ አንደኛው ዘመነ ካሴ ተጠቃሽ ናቸው። እንግዲህ ዘመነ ካሴ የፋኖ መሪ ናቸው። እና ይህ መሪ በትግል ላይ ይገኛሉ እና ይህ ትግላቸው ወይም መርሐቸው በምን ዓላማ ነው እየታገሉ ያሉት ለምንድነው የታገሉ ያሉት?

የስንዴ ምርት ከግብርና ምርቶች ውስጥ አንዶ ሲሆን ይሄ የስንዴ ምርት ለገበሬው ማህበረሰብ የሚመረት ምርት ነው ይህስ እንዴ በተለያዩ ፕሮቲን ንጥረ ነገሮች ያሉ ሲሆን በገበያ ላይ ምን ያህል ተስፈላጊነት ያለው ይመስላቸዋል?

አስክርቢቶ አንድ የትፈት መሳሪያ ሲሆን የተለያዩ ከለማት ያሉት አና አንዲሁም ሁሉን በመልኩ ይትፋል ዪህ መሳሪያ በተማሪዎች በ ፈረንጆች መሰረታዊ እቃ ነው ዪሄ መሳሪያ። እና ይህ መሳሪያ ሚመረተው በማን ይመስላችኋሃል በማን ኣምራች ድርጅት ይመስላችኋል?

ከመኖሪያ ቤቶች ውስጥ የቆርቆሮ ቤት ተጠቃሽ ነው የቆርቆሮ ቤት በተለያየ መልኩ ሊሰራ ይችላል። ለምሳሌ አንዳንድ ማህበረሰብ በድንጋይ ሲሰራ አንዳንድ ማህበረሰብ ደግሞ በእንጨት ይሰራል። ይህ መኖርያ ቤት እና ከምን የሚሠራ ይመስላችኋል በተጨማሪ መኖሪያ ቤቶች?

ልዩ ልዩ መሳሪያዎች መካከል አንዱ አካፋ ነው። አካፋ የተለያዩ ነገሮችን ለማንሳት የምንጠቀምበት ነው ።ይህ መሳርያ የሚሰራው ከምንድነው?

አያት ኮንዶሚኒየም ቤት እና ሪልስቴት የተለያዩ የቤት አቅርቦት እጥረት ያለባቸውን ሰዎች በማምረት ወይም የስነ ህንፃ ግንባታ ባለሙያዎች የሚያመርቱበት ድርጅት ነው እና እነኚህ ቤቶች የሚመረቱት በየት ይመስላችኋል?

ቅቤ በንግድ እና በግብይት ስርአት ውስጥ አንደኛው በጣም በገቢው እና በሻጩ መካከል የሚደረግ የንጥረ ነገር አይነት ሲሆን ይህ ለግብይት ብዙ ለነጋዴዎች ብዙ ትርፍ የሚያገኙበት ምርት ነው ። እና ይህ ከምንድን ነው ሚዘጋጀው ይህ ቅቤ ?

መንግስት የተለያዩ የመኖሪያ ቦታዎችን ለማቅረብ የተለያዩ ስነ ህንፃ መኖሪያ ቤት እየገነባ ሲሆን ከእነዚህም መካከል የማህበረሰብ ኮንዶሚኒየሞች ናቸው። እኒህ ኮንዶሚኒየሞች ለማህበረሰቡ ምን ያህል ተደራጅተዋል ብላችሁ ታስባላችሁ?

አትክልት እና ፍራፍሬዎች ውስጥ አንድኛው ብርቱካን ተጠቃሽ ነው። ብርቱካን ጥፍጥናውም ይታወቃል። ይህ ብርቱካን የተለያዩ ጥቅሞች እንዳሉት ይታወቃል እና ይህ አትክልት ለምን ለምን ለሰውነታችን ጥቅም ይሰጣል ብላችሁ ታስባላችሁ?

ሮቶ፦ ሮቶ አንዱ የቤት እቃ ሲሆነ ይህ ሮቶም የሚዘጋጀው ከላስቲክ ነው እና ለተለያዩ የዉሃ መያዣዎች ጠላ መጥመቂያዎች ይዉላል። ይህ ላስቲክ ምን ያህል መጠን በጣም ትልቁ ምን ያህል መጠን የሚይዝ ታቃላችሁ፡፤

የተለያዩ ጌጣጌጦች አሉ ።ከነዛ ጌጣጌጦች መካከል አንደኛው ጨሌዎች ተጠቃሽ ናቸው። እነዚህ ጨሌዎች እንደ ባህል ጭምር ይደረጋሉ ።እና እነዚህ ጨሌዎች ድፅም እንዲፈጠር የሚያደርጉት ለምን ይመስላቸዋል?

በጣም ብዙ ከኢትዮጵያ ሙዚቀኞች አሉ። ከነዛ መካከል ከወንዶች በጣም ታዋቂነትን ያገኘው ጥላሁን ገሰሰ ነው። ጥላሁን ገሰሰ በሙዚቃ ኢንዱስትሪ ኢትዮጵያን ወደ አንድ ደረጃ ከፍ ያደረገው ነው። በምን ስራው ነው እውቅናን ያገኘው ይዘፋኝ ግለጻ?

ዳሽን ቢራ ኘንደኛው የመጠጥ አይነት ሲሆን ይህ ዳሽን ቢራ መመረቻው አማራ ክልል በጎንደር ሲሆን ይህ ዳሽን ቢራ የአልኮል መጠኑ ምን ያህል ይመስላችኋል?

ድንች ወጥ አንዱ የምግብ አይነት ሲሆን ይህም የምግብ እንግዲህ ከሚዘጋጀው ከምግብ ከድንችና ከተለያዩ ኧ በርበሬዎች በመቀመም ነው ።ይህ ድንች ወጥ በኢትዮጵያ ምን ያህል የሚዘወትር ይመስላቸዋል? ድንች ወጥ...

የቲኤም እመናሹ ሬስቶራት ይሄ ሬስቶራት በኢትዮጵያ በንጉሱ ስርዓት የምግብ አገልግሎት ሲሰጥ የነበረ ሬስቶራንት ነዉ። እና ይህ እመናሽ የምግብ አገልጋይ የምታዘጋጅበት ቦታ ይህ ምግብ ቤት በየትኛዉ ዓመት በየትኛዉ የንጉስ ስርዓት የተጀመረ ምግብ ቤት ነዉ?

ኢትዮጵያን ለቀው ወደ ሳውዲ ወደ አረብያ ወደ ተለያዩ አካባቢዎች የተለያዩ ሰዎች እየተለያየ ጉዳት እየደረሰባቸው ይገኛል። በስደት አማካኝነት ይህ ስደት መቅረት አለበትና ለዛ መቅረት ምን ያህል አስተዋጽኦ አድርጋችኋል?

ችግኝ ወይም እጽዋት ታዋቂ የእጽዋት ዘር ነው። ይህ እጽዋት እንደሚታወቀው የ ኧ ግዙፍነቱና መሬት በማለምለም ይታወቃል እና ይህ የእጽዋት ምንያህል ዘሮች በኢትዮጵያ የሚገኙ ይመስሏችኋል?

የማር ንግድ በገበሬዉ የሚመረቱ የማር ምርቶችን ለነጋዴዉ ይቀርባል። እነዚህ ነጋዴዎች ደግሞ ለማህበረሰቡ በማሰራጨት የንግድ ዘርፍ ነዉ። ይህ የንግድ ዘርፍ አዋጭ የሆነ የንግድ ዘፍር ነዉ። እና ከማር ምርት ብዙ ምርት እንደሚገኝ ይታወቃል። እና ይሄ ማር ከምንድን ነዉ የሚመረተዉ?

ቲማቲም ከአትክልትና ፍራፍሬ ዘሮች ውስጥ አንዱ ሲሆን ይህ ቲማቲም ምግብ ማጣፈጫነት የተለያዩ የጤና ጥቅሞች ያሉት ሲሆን ይህ ቲማቲም ምን አይነት የአበቃቀል ስርአት ያለው ይመስላችኋል?

የእስልምና ሃይማኖት በኢትዮጵያ ብዙ ተከታይ ያለው ሃይማኖት ነው። ይህ ሃይማኖት የአላህን መርህ የተከተለ ሃይማኖት ነው። እኒህ የዚህ ሃይማኖት አባት መሪዎች ምን ተብሎ ይጠራሉ?

ማስታወቂያ በተለያዩ እራሳቸውን በቻሉ ማስታወቂያ ድርጅቶች ይከወናል። ይህ ማስታወቂያ ለምሳሌ እንደ ሁሉ ማስታወቂያ ድርጅት ተጠቃሽ ናቸው። እነዚህ ማስታወቂያ ባለሙያዎች ስማቸው ምን ተብሎ ይጠራል?

ኩል የአይን ወይም መቀንደቢያ መሳሪያዎች ዉስጥ አንደኛዉ ነዉ። ዉበትን ለመጠበቅ ያገለግላል። የተለያዩ ደግሞ ቅንድባቸዉን መስመራቸዉን እንዲጠብቅ ያገለግላል። ይህ ኩል የጎንዮሽ ጉዳት አለዉ ብላችሁ ታስባላችሁን?

አንድ ብሄር እንግዲህ የራሱ የሆነ መለያ እና ባንዲራ አለው። ከነዚያ መካከል የደቡብ ብሔር ብሄረሰብ የራሱ የሆነ ባንዲራ እና መለያ አለው። ይህ የደቡብ ብሄር ብሄረሰቦች ባንዲራ እና መለያ ስንት አይነት ቀለማቶች አሉት ጥቀስ?

ሰበር ዜና ማለት ከዜና እይታዎች መካከል እንዱ ሲሆን። ቀልጣፋ እና እስቸኳይ የሆኑ ዜናዎች የሚቀርቡበት። ከዜና አይነቶች ውስጥ አንድኛው ነው።

የተለያዩ ትምህርቶች አሉ ለምሳሌ የኢንፎርሜሽን ወይም የቴክኖሎጂ ትምህርቶች አሉ። እነዚህ የቴክኖሎጂ ትምህርቶች አሁን ስላለው የቴክኖሎጂ ደረጃ እውቀት ግንዛቤ የምናገኝበት እና የተለያዩ ጥረቶችና ወደ ስራው አለም ተቀላቅለው ወደ ቴክኖሎጂው አለም የምንቀላቀልበት ትምህርቶች ናቸው። እና በዚህ በቴክኖሎጂ መስክ ውስጥ ምን ያህል ዘርፎች አሉ።

ጥቁር፣ ነጭ፣ ቀይ የኦሮሞ ብሄር የኦሮሞ ክልል የራሱ የኦሮሞ ብሄር የኦሮሞ ክልል የራሱ የሆነ አርማ እና መለያ ነው። ይህ አርማ የራሱ የሆነ ከለር አላቸው መገለጫ አላቸው መገለጫዎችምን ምንድን ናቸው ?

ጣና በባህር ዳር የሚገኝ ቱሪዝም መስህብ ሲሆን በውቧ ባህርዳር ከተማ ጥርን በባህር ዳር የተሰኘ ፕሮግራም ይካሄዳል ።እንግዲህ የተለያዩ የጢስ አባይ ፏፏቴዎችን ወይም ጣናን በመጎብኘት ይካሄዳል እና ይህን የቱሪዝም ምን ያህል ተሰርቷል ብላችሁ ታስባላችሁ።

የሳር ቤቶች የሚዘጋጁት ገጠራማው በሆነ ማህበረሰብ ዉስጥ በተለየ የተደረደሩ ቤቶች ናቸው። እነዚህ ቤቶች የሚዘጋጁት ከሳር ነው እና ዝናብ እንዳይገባ ተደርጎ ይከላከላል እና እኚህ ቤቶች አሁን ላይ ምን ያህል በስፋት የሚገኙ ይመስላችሗል?

አንበሳ አንደኛ የሆነ የዱር እንሰሳ ሲሆን በጀግንነቱ እና በአንደኝነቱ የታወቀ የዱር እንሰሳ ነው። ይህ አንበሳ በጥንካሬው ይታወቃል። እና በባህላችን አንድ ሰው በአንበስ ይወከላል። ይህ የዱር እንሰሳ በኢትዮጵያ ምን ይህ ይገኛል? ውይም ምን ያህል የመጥፋት አደጋ ተጋርጦበታል?

ሻማ ጫማወች ተጠቃሽ ናቸዉ። በጫማ ምርት ዉስጥ። ይህ የሻማ ጫዎች ለሻወር እና ለተለያዩ ቤት ዉስጥ ለሚለበሱ ጫማ ዘሮች ናቸዉ የሻማ ጫማዎች ማለት እና ማን የሚያመርታቸዉ ይመስሏችኋል እኒህ ጫማዎች?

ቡፌ ከምግብ ቤት አይነቶች ውስጥ አንደኛ ነው ይህ ቡፌ በምግብ ቤቶች ውስጥ ሲዘጋጁ ለቡፌ ብቻ ተብሎ የሚዘጋጁ ምግቤቶች አሉ እነዚህ ምግብ ቤቶች የተለያዩ የእህል አይነቶችን በማቅረብ ለህብረተሰቡ ጤናማ የሆነ ምግብ ያቀርባሉ እና ከነዚህ ምግብ ቤቶች ውስጥ የተወሰኑትን ጥቀሱ?

መንግስቱ ኃይለ ማርያም የደርግ ፖለቲካ ስርዓት መሪ ሲሆኑ እኝህ መሪ በአሁኑ ሰዓት ከኢትዮጵያ ወጠው በስደት ላይ ይገኛሉ ። እኝህ መሪ እና በቆራጥነታቸው እና ወታደራዊ ስርዓት አገዛዝ የሚታወቁ መሪ ናቸው ።እኝህ መሪ በአሁኑ ሰዓት የት ሀገር የሚገኙ ይመስላችኋል ?

ጂምናዚየም፤ ከስፖርት ቤት ውስጥ አንደኛው ሲሆን ይህ ስፖርት የሰውነት ግንባታችንን የእውነት ቅርጻችንን ለማስተካከል የሚያገለግል ስፖርት ነው። እኚህ ስፖርቶች የጡንቻ፣ የጥንካሬ እና የአጥንታችንን ጥንካሬ ይጨምራሉ። ከዛ በተጨማሪ ደሞ ብዙ ጥቅሞች አሉት ከነሱ መካከል የተወሰኑትን ጥቀስ።

ኢትዮጵያ እንደሚታወቀው የብዙ መሪዎች እና አባታች ባለቤት ነች። ከነዛ መካከል ኢትዮጵያ ለብዙ አመት የመሩትና በጀግንነታቸው የሚያወቁት አጼ ቴወድሮስ አሉ። እንግዲህ አጼ ቴወድሮስ ኢትዮጵያን ከጣሊያን ነጻ ያወጡ መሪያችን ናቸው። እና ስለዚህ እኒህ ሰዉየ ለስንት አመት ኢትዮጵያን መርተዋል።

የቁፋሮ ስራ የቁፋሮ ስራ አንደኛው ሲሆን ይህ የቁፋሮ ስራ በግብርና ባለሙያዎች በገበሬዎች ነው የሚካሄደው ይህ ስራ እና ይህ ቁፋሮ ስራ የተለያዩ ስራዎችን ይይዛል። እና ከዚያ መካክለ ጥቂቶቹን ጥቀስ?

ከአንድ የስራ ክፍል ውስጥ ንግድ አለ። ከዚህም ውስጥ የበቆሎ ነጋዴ አንዱ ነው። እናንተ የምታውቁት የበቆሎ ነጋደ አለ?

ከ ትምህርት አይነቶች መካከል የጠፈር ትምህርት አንደኛ ሲሆን ማለት ስለከዋክብት እንቅስቃሴ እና ስለተለያዩ እንቅስቃሴዎች የሚያጠና ትምህርት ነው ይህ ትምህርት የኢንጂነሪንግ ዘርፍ ነው እና ይህ ትምህርት ለአለማችን ምን ያህል አስተዋጽኦ አለው ብላችሁ ታስባላችሁ?

የፕሮቴስታንት ሀይማኖት በኢትዮጵያ ብዙ የፕሮቴስታንት ተከታዮች ሲኖሩ ይህ የፕሮቴስታን ሀይማኖት የራሱ የሆነ አመለካከት ስርአት ያለው ሲሆን እና ከነዚህ ስርአቶች መካከል የተወሰኑትን ጥቀስ።

ከባህሎች መካከል ጎጂ ባህላዊ ድርጊቶች ውስጥ አንደኛው የሴት ልጅ ግርዛት የሴት ልጅ ግርዛት ኧ የሴት ልጆችን ለተለያዩ አደጋዎች ያጋለጣል። በተጨማሪ በወሊድ አካባቢ ሲወልዱ በጣም ብዙ ጉዳቶች አጋለጣሉ እና ከዛ መካከል ከሚደርስባቸው ጉዳቶች መካከል ትንሾችን ዘርዝር?

መዝናኛ ቦቻዎች ልክ እንደጣና ያጠቃልላል። እነዚህ መዝናኛ ቦታዎች በሀይቅ ዳር ቁጭ ብለን እና በመርከቦች እሚከድ መዝናኛዎችን ይጨምራል። እና እኒህ ባህርዳር ምን ያህል የመዝናኛ ቦቻዎች እንዳሏት መገመት ትችላላችሁ?

የተለያዩ የቤት እቃዎች አሉ ከእነዚህ ቤት ዕቃዎች ውስጥ አንደኛው ወንበር ነው እንግዲህ ወንበር ለመቀመጫነት ያገለግላል እነኚህ ወንበሮች ከተለያዩ ነገሮች ሊሰሩ ይችላሉ ከጣውላ፥ ከእስፖንጆች ፥ ሊሰሩ ይችላሉ ከመደብም ሊሰራ ይችላል። ከጣውላ የሚሰራው ማነው የሚያዘጋጃቸው እነዚህን ወንበሮች?

የተለያዩ የፀጉር ዘሮች ሲኖሩ ከኒያ መካከል ከርዳዳ ፀጉር አንደኛው ነው። ከርዳዳ ፀጉር እንደሚታወቀው የተለያዩ ቅባቶችን በየጊዜው ይፈልጋል። እና ይህ ቅባት ለፀጉር ምን ያህል ጠቀሜታ የሚሰጥ ይመስላችኋል?

ብስክሌቶች ለአጭር ርቀት ጤናማና ለአካባቢ ተስማሚ መጓጓዣ ናቸው። ሞተር ሳይክሎች ደግሞ ፈጣንና ተንቀሳቃሽ ናቸው።

ከህግ አስከባሪዎች ውስጥ የታክሲ ተራ አስከባሪ አንደኛው ሲሆን የታክሲ ተራ አስከባሪ የራሱ የሆነ ልብስ ያለው ሲሆን እና ታክሲዎችን ተራ በማስከበር በታክሲዎች መካከል የሚፈጠረውን ጠብ ይጠብቃል። ይህ ታክሲ ተራ አስከባሪ ስልጣኑን የሚያገኘው ከማን ነው?

ሙዚቃ ህብረተሰቡን ለማዝናናት የሚካሄድ የአርቲስቶች ስራ ነው። አስቴር አወቀ እንግዲህ በዚህ በጣም ታዋቂ ነች ከሴቶች እና አስቴር አወቀ በተለያዩ አልበሞችና ግጥሞቿ ትታወቃለች። ይቺ አርቲስት በምን ስራዋ ነው በጣም እውቅናን ያገኘችው?

አርማ ማለት የተለያዩ ድርጅቶች እና ተቋማት መለያ ሲሆን የኢትዮጵያ አርማ አረንጓዴ ቢጫ ቀይ እና ከመሐል ሰማያዊ ቀለም አለው። እና ይህ አርማ ወይም አረንጓዴው ቀለም የኢትዮጵያን ምንን ያመለክታል?

በእስልምና ሃይማኖት አንዱ ሲሆን ይህ ከሀይማኖዎች ዉስጥ በኢትዮጵያ ብዙ ተከታዮች ያሉ ሲሆን ህይማኖት ነው። እና ይህ የስልምና ህይማኖት ማርኩን ያደረገው በምን ላይ ይመስላችኋል?

የአማራ ብሔራዊ ክልላዊ መንግስት ለተጎዱ ሰዎች ድጋፍ አድርጓል። እና ይህ የዜና ርእስ ሲሆን በአማራ ሚዲያ ኮርፖሬሽን (አሚኮ) የተዘገበ ዜና ነው።

በርበሬ አንዱ የእጽዋት ዘር ሲሆን ይህ ዕጽዋት ለተለያዩ የምግብ የሚዘጋጁባቸውን በርበሬዎች ለመስራት ይውላል እና ይህ በርበሬ ምን ጥቅም ያለው ይመስላችኋል ለጤንነት?

ቴሌግራም ከሶሻል ሚዲያ ውስጥ አንደኛው ሶሻል ሚዲያ ወይም በጣም ብዙ ተጠቃሚ ያለው ሶሻል ሚዲያ ሲሆን ይህ ሶሻል ሚዲያ በስልክ ሲም ኮንታክት ውስጥ የሚገኙ ሰዎችን በማግኘት ወይም በዙሪያ ያሉ ሰዎችን በማግኘት የተገናኘንበት ሶሻል ሚዲያ ነው እና ይህ ሶሻል ሚዲያ በማን ነው የተቋቋመው?

ቦርዴ ከባህላዊ መጠጦች ውስጥ አንደኛው መጠጥ ሲሆን ይህ ቦርዴ የሚዘጋጀው ከተለያዩ ማሽላ ምርቶች እና ከተለያዩ ንጥረ ነገሮች ይዘጋጃል። ይህ ቦርዴ አስካሪ መጠጥ ነው ወይስ ለስላሳ መጠጥ ነው ብላችሁ ታስባላችሁ?

ለተለያዩ የልደት ፕሮግራሞች የሚሆኑ መድረኮችን የሚያስጌጡ የተለያዩ የሆኑ የማስጌጫ ባለሙያዎች አሉ። እነዚም የማስጌጫዎች ለሰርግ እና ለተለያዩ በአላት የማስጌጫዎች እና መንገድ ያከብሩታል። ከነዚህ ሰዎች ምን አይነት ክፍያ ይቀበላሉ ብላቹ ታስባላችሁ?

የጎጃም ማህበረሰብ ከአማራ ብሄረሰብ ክልሎች ውስጥ ከአራቱ ማህበረሰብ ክፍሎች ውስጥ አንደኛው ሲሆን ይህም ማህበረሰብ የራሱ የሆነ የአነጋገር የአኗኗርና የአለባበስ ዘይቤ ያላቸው። ይህ ማህበረሰብ ከአማራ ክልል በዬትኛው አቅጣጫ ይገኛል?

አንድ ማህበረሰብ የራሱ የማስጌ ስነ ስርዓ ያሉት ሲሆን ከእነዛ መካከል የቤንሻንጉል ጉሙዝ እራሳቸውን እራሳቸውን የሚያስጌጥበት ስርአት አለ ከዛ ውስጥ የተለያዩ የቆዳ ምርቶችን ራሳቸውን ለማስኬድ ይጠቀማሉ እና ሌላ የምታውቁት የማስጌ ስነ ስርዓት የምታውቁትን ተናገሩ?

በየከተማው የሚገኙ የመፀዳጃ ቤት አገልግሎት መሰረተ ልማቶች ከመሰረታዊ አገልግሎቶች ውስጥ አንዱ ሲሆኑ ይህ የማህበረሰቡን ንፅህና ለመጠበቅና ቆሻሻዎች እንዳይፈጠሩ ለማድረግ ያገለግላሉ። ይህ በኢትዮጵያ መሰረተልማቶች ውስጥ ምን ያህል ተሰርቶበታል ብላችሁ ታስባላችሁ።

ጣና ዉብ የተፈጥሮ መናፈሻዎች ዉስጥ አንዱ ሲሆን፤ ይህ የተፈጥሮ መናፈሻ ዘጠኝ ሜትር ርቀት ያለው ባህር ነው እና የተለያዩ ደሴቶች አሉት። ከነዛ ደሴቶች ዉስጥ የተወሰኑትን ጥቀስ?

ዘንባባ፦ የተለያዩ ከተማን ለማስጌጥ እና የተለያዩ ከባቢ አየር ነጻ ለማድረግ የሚጠቅሙ አትክልቶች ውስጥ አንደኛው ነው። ይህ ዘንባባ በሃገር ምን ያህል ተሰርቶበታል ብላችሁ ትስባላችሁ?

ዥማር ምግብ ቤት ይህ ምግብ ቤት በባህር ዳር ቀበሌ አስራሶስት መቀመጫውን አደረገ እንጂ ምግብ ቤት ሲሆን ምግብ ቤቱም በጣም የተለያዩ እና ማራኪ የሆኑ ምግቦችን ያቀርባል ይህ ዥማር እና በባህር ዳር ምን ያክል ቁጥሮች አሉት ወይም ምን ያክል ብራንቾች አሉት?

በሰሊጥ ምርት ላይ ተሰማርተው የሚገኙ የግብርና ማህበረሰብ ክፍሎች ብዙ ምርት እያገኙ እንደሆነ እየተናገሩ ይገኛሉ። ይህ የሰሊጥ ምርት መብቀያው ወይም የሚደርስበት ወር በየትኛው ወር ይመስላችኋል?

ዘይት ከሱፐር ማርኬት ምርቶች ውስጥ አንደኛው ሲሆን ለምግብ መስሪያነት የሚውል ዘይት አለ። ብዙ አይነት ዘይቶች እንዳሉ ይታወቃል፤ ከነዛም መካከል ኦማር አንደኛው ነው። ይህ ኦማር የተለያዩ ጥቅሞች አሉት እና ይህ የዘይት ድርጅት መስራች ማን ይባላል?

ፒሲዎች ከኤሌክትሮኒክስ እቃዎች ንደኞች ተጠቃሾች ሲሆኑ ለተለያዩ ለኮዲግ እና ለተለያዩ ፕሮግራምና ፊልሞችን ለማዬትየሚውል የኤሌክትሮኒክስ መሳርያ ነው። ይህ የኤሌክትሮኒክስ መሳርያ ምን ያህል ካፓኒዎች ያመርቱታል በአለም ዙርያ?

የህፃናት አንከር ወተት ሱፐር ማርኬት ምርቶች ውስጥ አንዱ ሲሆን ይህ ወተት ለህፃናት እና ለስፖርተኞች የተለያየ ጥቅሞች አሉት በፕሮቲን የበለፀገ ምግብ ነው ከእናት ወተት በተጨማሪ ለህፃናት የማደግ አቅም እንዲሰጣቸው ያደርጋል ይህ ከምን የሚሰራ ይመስላቸዋል

ሃብሃብ የዉሃ ምርት ያለው ፍራፍሬ ነው። እና ይህ ሃብሃብ የተለያዩ ጥቅሞች አሉት። በገበያ ላይም በስፋት ይገኛል። እና ይህ ምርት በየትኛው አካባቢ በስፋት የሚገኝ ይመስላችኋል?

የብረታ ብረት ስራ ፦ ይህ ከሸመና ስራዎች ውስጥ አንደኛው ሲሆን የተለያዩ የበር ፣ የተለያዩ የመስኮት ስራዎችን በዚህ ስራ ውስጥ ያልፋሉ ። እና ይህ ስራ ምን ያክል አዋጭ ነው ብላችሁ ታስባላችሁ ?

ኢትዮዽያ በአሁኑ ሰዓት የተለያዩ መሠረተ ልማቶች እየተደረገባት የምትገኝ ሀገር ነች ከነዛ መካከል አንዱ የኮሪደር ልማት ነው። የኮሪደር ልማት በአብዛኛው በኢትዮጵያ የፌዴራልና የክልል ከተሞች እየተደረገ የሚገኝ የልማት አገልግሎት ነው ይህ የመሰረተ ልማት በምን ያህል ጊዜ የሚጠናቀቅ ይመስላችኋል? ወይም ኢትዮጵያን ወደ ምን ያህል ደረጃ የሚያሳድግ ይመስላችኋል?

አይሁዳውያን በእስራኤላውያን ዘንድ በጣም በብዙ ሃይማኖት ተከታይ ያለው ሃይማኖት ሲሆን ይህ ሃይማኖት በጌታችን በእየሱስ ክርስቶስ ከእኛ ነው የሚወለደው ብሎ የሚያምን ሃይማኖት ነው። እና ይህ ሃይማኖት በስንት አመተምህረት ተመሰረተ?

ብፁህ ፓትሪያርክ አቡነ ናትናኤል በኢትዮጵያ እጅግ ተወዳጅ የሆኑ የኢትዮጵያ ኦርቶዶክስ ተዋህዶ አባት ናቸው ። ይህ አባት የየትኛው ሀገረ ስብከት መሪ ናቸው ?

ሁለ ገብ ማተሚያና ማስታወቂያ ድርጅት ይህ ድርጅት ለተለያዩ አገልግሎቶች ይሰጣል። የማተም ስቲከሮችን የመስራት ቲሸርቶች ላይ ማተም ይሰራል። እና ይህ የት ይገኛል መቀመጫዉ የት ነዉ?

ልጃ ገረዶች እራሳቸዉን የሚያስጌጡበት ብዙ መንገድ አላቸዉ። ከእነዚያ መካከል ጆሯቸዉን በመብሳት፣ ዉቅራቶችን በማድረግ እና የተለያዩ ጌጣጌጦችን በማድረግ ራሳቸዉን ያስጌጣሉ። ይህ የሚያስጌጡበት ምክንያት ለምንድን ነዉ? ወይም ለምን ዉቅራት ያደርጋሉ?

በኩር ጋዜጣ በኢትዮጵያ በጣም ተወዳጅነትን ያገኘው ጋዜጣው መነሻው እንደ ስሙ በኩር የመጀመሪያ ጋዜጣ ነው። መች መች ወደ ገበያ ይወጣል?

ክሬን አንዱ ከልዩልዩ መሳርያወች ውስጥ አንደኛው ሲሆን ይህ መሳርያ የተለያዩ ብሎን መግቢያ ከጣውላወች ወይም ከቤት ከብረታብረቶች ውስጥ ብሎን ለማጥበቂያነት የሚውል መሳርያ ነው። ይህ መሳርያ ከምን አይነት ዲናሞ ነው የሚሰራው?

አልቦ የልጆች የሴት ልጆች ለማጌጫነት የሚውል ነው። ይህ አልቦ በእጅ በእግር የተለያዩ ቦታዎች ላይ ይደረጋል እና ከብረትና ከተለያዩ ጎማዎች ሊሰራ ይችላል ይሄ አልቦ። ከዛም በተጨማሪ የተለያዩ ጥቅሞች አሉት ከነዛ ውስጥ የተወሰኑትን ጥቀስ።

ፓፓያ ከአትክልት እና ፍራፍሬዎች ውስጥ አንደኛው ሲሆን ይህ ፍራፍሬ በበረሃማ አካባቢዎች ይበቅላል እና ይህ ፍራፍሬ ብዙ ጥቅሞች እንዳሉት ይታወቃል እና ከዚያም ውስጥ የተወሰኑትን ጥቀስ ወይም አብራራ

ቲክቶክ በቅርቡ ከመጡ ዘመናዊ ሚዲያዎች ዉስጥ አንዱ ሲሆን ይህ ማህበራዊ ሚዲያ የተለያዩ ሰዎችን የስራ እድል የፈጠረ ማህቀራዊ ሚዲያ ነዉ። የተለያዩ ሰዎችን በማገናኘት በጣም እዉቅናና ተወዳጅነትን ያገኘ ማህበራዊ ሚዲያ ነዉ። ከእነዚህ ማህበራዊ ሚዲያ አገልግሎቶች ዉስጥ ወይም ጥቅሞች ዉስጥ የተወሰኑትን ጥቀሱ?

ቆዳ ጫማ የሚየሰራው ከተለያዩ የቆዳ ምርቶች ከሆኑ ላይ ነው። ይህ ቆዳ የተለያዩ የፋብሪካ ሂደቶችን ያልፋል። ከነዚያ ውስጥ የየትኛው የቆዳ አምራች ድርጅት አድናቂ ናቸው።